ልዩ ልዩ መሳሪያዎች ። ጭልፋ ፡ ጭልፋ ወጥን ለመጥለቅ የሚያገለግል የኩሽና እቃ ሲሆን የተለያዩ አይነት ሊሆኑ ይችላሉ ። ይህ እቃ ለእናቶቻችን እጅግ አስደሳች እና ስራ አቃላይ የሆነ የልዩ ልዩ መሳሪያ ነው ።

ማስጌጥ ። ቀለም ቅብ ፡ ቀለም ቅብ አንድን ቤት ከ ሀዘን የሞላበት የሚመስል እንዲሁም ዝምታ ለቤት የሚያምር የሚያበራ እንዲሁም የሚያስደስት ሊቀይር የሚችል የማስጌጥ ስራት ነው ።

ጸጉር፦ ቁንጮ፦ ቁንጮ አብዛኛውን የራስ ክፍል በመላጨት ከግንባር አካባቢ ላይ ብቻ የተወሰነ ጸጉርን በመተው የሚሰራ የጸጉር አይነት ነው።

ቤት እና መኖሪያ ቤት ፦ ጎጆ ቤት ፦ ጎጆ ቤት የሳር ክዳን ያለው እንዲሁም ግድግዳው ከጭቃ የተሰራ በአብዛኛው በገጠሩ ማህበረሰብ ክፍል እና በጥንት ጊዜ ይጠቀሙበት የነበረ የመኖሪያ ቤት አይነት ነው ።

መጻሕፍት መጽሄትና ጋዜጦች ዴርቶ ጋዳ በ ሀገራችን ሊሚከሰት ሚችል እጅግ ደስ የሚል እና የሚያረካ የሆነ የልቦለድ ታሪክ ሲሆን፤ በይስማከ ወርቁም ተጽፏል።

ተፈጥሮና አካባቢ የጣና ሐይቅ የጣና ሐይቅ ስፋቱ እጅግ በጣም የሚያስደንቅና ጥልቀቱም ረጅም የሆነ ተፈጥሮ አካባቢ ሲሆን በባህር ዳር ከተማ ይገኛል።

አርማ የባሕር ዳር ዩኒቨርሲቲ አርማ የባሕር ዳር ዩኒቨርሲቲ አርማ በብጫ እና በሰማያዊ ያጌጠ እንዲሁም፤ ችቦ የያዘች ሴት ያለበት አርማ ነው።

ጉዞ፤ ትሪዝም እና ሰደት፦ ህገ ወጥ ስደት፦ ህገ ወጥ ስደር ከአንድ ሀገር በመዉጣት ወደ ሌላ ሀገር ለመሄድ ህጋዊ ያልሆነ እና እጅግ በጣም ብዙ ችግሮችን ሊያስከትል የሚችል የስደት አይነት ነው።

ጉዞ ፣ ቱሪዝምና ስደት ፦ ህገወጥ ስደት ፦ ህገወጥ ስደት እጅግ አሰቃቂ እና አስጨናቂ እንዲሁም ከባድ ተብሎ ከሚታሰቡ የጉዞ አይነቶች ውስጥ የሚመደብ ሲሆን ከአንድ ቦታ ወደሌላ ቦታ በህገወጥ መንገድ የሚደረግ ጉዞ ነው ።

ንግድና ግብይት የጅምላ ንግድ፡- የጅምላ ንግድ አንድ አይነት የሆነ ዝርያ ያላቸውን ዕቃዎች በአንድ ላይ ለቸርቻሪዎች እንዲሁም ለማህበረሰቡ የመሸጥና የመገበያየት ሂደት ነው።

መጓጓዣና ተሽከርካሪዎች ሳይክል፤ ሳይክል በተለይ በባህር ዳር ከተማ እጅግ በጣም ብዙ ተጠቃሚ ያለው ቀለል ያለና ከአንድ ቦታ ወደ አንድ ቦታ ለመጓጓዝ የምንጠቀምበት እጅግ በጣም አስጨናቂና ደስ የሚያሰኝ የመጓጓዣ አይነት ነው ::

የቤት እና የዱር እንስሳት ዝሆን:- ዝሆን በግዙፍነቱ የሚታወቅ እና ምንም አይነት ፀጉር የሌለዉ እንዲሁም ትልቅ ኩምቢ እንዲሁም ደግሞ ቀንድ የመሳሰሉ ሁለት ጥርሶች ያሉት የዱር እንስሳት ነዉ።

የቤትና የዱር እንስሳት ፦ ድመት፦ ድመት በቤት ውስጥ የምናገኛት ፣ አይጥን ለማደን የምታገለግለን፣ ስጋ በል የሆነች የቤት እንስሳ ናት ።

ትምህርት የሳይንስ ትምህርት:- የሳይንስ ትምህርት በአካባቢያችን ስላሉ ተፈጥሮ ወይም ሰዉ ሰራሽ ነገሮች የምናጠናበት እጅግ የተዉሰበሰበ እና እጅግ ደስ የሚያሰኝ እንዲሁም እንዲከብድ የሚያሳስብ የትምህርት አይነት ነዉ።

"ማስጌጥ አቤትን ማደስ፤ ቤትን ማደስ የተለያዬ ያረጅ አንዲሁም መታደሰ የሚገባቸውን እቃዎችን በመውጣትና በማስጣት ቤትን ወደ ሚያስገርም፥ የሚያስደስት እንዲሁም የሚያስደንቅ ነገር መቀየር ነው። "

የሱፐርማርኬት ምርቶች የህፃናት ምግብ የታሸጉ የህፃናት ምግብ በአብዛኛውን ጊዜ ሱፐርማርኬት ልናገኛቸው ምንችላቸውና ጥራታቸውም እጅግ አስደሳች የሆኑ የተለያዩ የምግብ አይነቶች ናቸው።

የሱፐርማርኬት ምርቶች ፦ የህፃናት መጫወቻ ፦ የህፃናት መጫወቻ እጅግ ህፃናትን የሚያስደስቱ እንዲሁም በህፃናት መካከል ፍቅርን እንዲሁም አብሮ መጫወትን ሊያስከስቱ የሚችሉ የሱፐርማርኬት ምርቶች ናቸው ።

ኤሌክትሮኒክስ ቴሌቪዥን ቴሌቭዥን የተለያዩ ዜናዎችን የተለያዩ ጠንቀሳቃሽ ምስሎችን የመናይበት የኤሌክትሮኒክስ መሳሪያ ሲሆን የሚሰራበት ጥበብም እጅግ የሚያስደንቅ እና የሚያስገርም ነው።

ጥበብና ባህል አንጥረኝነት በኢትዮጵያ ከጥንት ጊዜ ጀምሮ የነበረ የጥበብ ሙያ ሲሆን እጅግ በሚደንቅ ሁኔታ የተለያዩ የብረታ ብረት አካሎችን እንዲሁም እጃቸውን እሳትን በመጠቀም ብቻ የተለያዩ ቅርስ የሚያሲዙበት ጥበብ ነው።

መዋቢያዎችን እና የውበት መጠበቂያዎች ፦ኩል ፦ኩል በሴቶች እህቶቻችን የሚዘወተር እና ሲደረግም እጅግ የሚያምር ደስ የሚያሰኝ የሆነ አይናቸውን እና ቅንድባቸውን የሚያሳምሩበት የውበት መጠበቂያ ነው።

የቤት እቃዎች ማንኪያ:- ማንኪያ ከመጠኑ አንፃር ሲታይ የሚሰጣቸዉ ከገልግሎቶች ከመብዛታቸዉ አንፃር እጅግ ያስደንቀናል። ማንኪያን ለተለያዩ አገልግሎቶች ልንጠቀምበት እንችላለን።

ማስታወቂያ የክፍት ስራ ማስታወቂያ ለስራ ፈላጊው ማህበረሰብ እጅግ አስደሳች ሊሆን የሚችል የማስታወቂያ ዓይነት ሲሆን፤ የሚፈልጉትን የሥራ ዓይነት የሚያስፈልገውን የሰው ብዛት ይጠቅሳሉ።

የቤትና የቢሮ እቃዎች፦ እቃ መደርደሪያ ፦ እቃ መደርደሪያ ለቢሮ ሲሆን የተለያዩ ዋንጫዎችን ፣ ሰርተፍኬቶችን የምንደረድርበት እጅግ በጣም ጠቃሚ የሆነ የቢሮ ዕቃ ሲሆን ቤት ውስጥ ደግሞ የተለያዩ እቃዎችን የምንደረድርበት የቤት እና የቢሮ ዕቃ መሆን የሚችል ዕቃ ነው ።

ጉዞ ቱሪዝም እና ስደት የመንፈሳዊ ጉዞ መንፈስን ለማድረስ ከአንድ ቦታ ወደ ተለያዩ የእምነት ቦታዎች የሚደረግ የጉዞ ዓይነት ሲሆን፤ አብዛኛውን ጊዜ ተጓዦቹ የደስታ ስሜት ይነበብባቸዋል።

ጫማዎች ። የቆዳ ጫማ፡ የቆዳ ጫማ እጅግ ምቹ የሆነ እና ሲለበስም የሚያስደስት የሚያምር የጫማ አይነት ሲሆን የተለያየ አይነት ቀለማት ሊሆን ይችላል በጥቁር በቡና እንዲሁም ነጭ በሆነ ቀለም ልናየው እንችላለን።

አትክልትና ፍራፍሬዎች ብርቱካን:-ብርቱካን ሲበላ እጅግ የሚያስደስት የሚጣፍጥ የፍራፍሬ አይነት ሲሆን ውጩ ቢጫ ይሆናል ከበሰለ፣ ካልበሰለ አረንጓዴ ይሆናል ማለት ነው ።

ቤት እና መኖሪያ ቤት ፎቅ ቤቶች። ፎቅ ቤቶች እጅግ የሚያምሩ፣ የሚያስደስቱ እንዲሁም በተለያዩ የኢትዮጵያ ክፍሎች የምናያቸው ለመኖርያ ቤት ለመኖሪያነት ወይም ለመስሪያ ቤትነት የሚያገለግሉ የቤቶች ናቸው።

ግብርና፦ የዶሮ እርባታ ፦ የዶሮ እርባታ በኢትዮጵያ በተለያዩ የሀገራችን ክፍሎች የሚከናወን የግብርና አይነት ሲሆን ዶሮችን በማርባት እንዲሁም እንቁላል በማስጣል ፤ እነሱን በመሸጥ እና በመብላት የሚተዳደሩበት የስራ ዘርፍ ነው ።

ማሽኖች ። የፂም መላጫ ፡ የፂም መላጫ እጅግ ፂሙ ላደገበት ሰው ትልቅ መፍትሔ የሚሆን እና ሊያስደስተው የሚችል ማሽን ሲሆን ፂም ለማብዛት ያገለግላል ።

መዋቢያዎችና ወይም የውበት መጠበቂያዎች ፡-ጥፍር ቀለም፡-ጥፍር ቀለም በአብዛኛው ሴት እህቶቻችን የሚደረግ የመዋቢያ አይነት ሲሆን ካደረጉት በሁአላ እጅግ ደስ የሚል እጅ እንደሚሆን እናያለን።

ሃይማኖት የመፅሐፍ ቅዱስ ንባብ የመፅሐፍ ቅዱስ ንባብ በአብዛኛው በክርስትና እምነት ተከታዮች የሚደረግ የሚዘወተር ስርዓት ሲሆን እጅግ የሚያስደስት እና መንፈስን የሚያረጋጋ የእምነት ተግባር ነው::

ስፖርት የጦር ውርወራ ኢትዮጵያ ውስጥ ብዙም እምብዛም ታዋቂ ካልሆኑ ስፖርቶች ውስጥ የሚመደብ ነገር ግን፤ በአብዛኛው የዓለም ክፍል እጅግ በጣም የሚወደድ ጥንት ጀምሮ የነበረ በጣም ውድድር የበዛበት የስፖርት ዓይነት ነው።

ፖለቲካ የአህጉር ፖለቲካ:- የአህጉር ፖለቲካ በአንድ አህጉር ዉስጥ ያሉ አገራት የሚያደርጉት ማህበራዊ ኢኮኖሚ ግንኙነትን የሚገልፅ እጅግ የተዉሰበሰበ የፖለቲካ አይነት ነዉ።

ሀይማኖት ቁርአን መቅራት በሙስሊም እምነት ተከታዮች መሀል የሚደረግ ቁርአን የማንበብ ስርአት ሲሆን አብዛሀኞቹ ሙስሊም እህት እና ወንድሞች ይተገብሩታል።

ዓርማ የአየር መንገድ ዓርማ ኢትዮጵያ ተብሎ በእንግሊዘኛ እና በአማርኛ የተጻፈበት እንዲሁም፤ ጫፍ ላይ የኢትዮጵያ ባንዲራ ያለበት እጅግ ማራኪና ሲያዩትም አስደሳች የሆነ የኢትዮጵያ አርማ ነው።

ህግ አስከባሪ ዳኛ ከተለያዩ ህገ ጥሰው የመጡ ሰዎችን ከጠበቃቸውና እንዲሁም ከተከታታዮች እንዲሁም ከህገመንግስቱ ጋር በማረግ ፍርድ የሚሰጥ የህግ አሰከባሪ ነው፡፡

የቤት እንስሳትና የዱር እንስሳት ውሻ፤ ውሻ እጅግ በታማኝነቱ የሚታወቅ እና በአብዛኛው የኢትዮጵያ ማህበረሰብ ቤቶች የሚገኝ የቤት እንስሳ ሲሆን ቁመታቸው እንዲሁም የተለያዩ ዝርያራዎችም እንዳሉት ይታወቃል።

መጽሐፍት ፣ መጽሄት እና ጋዜጦች ፦ ነጋሪት ጋዜጣ ፦ የነጋሪት ጋዜጣ በኢትዮጵያ እጅግ ታዋቂና ተወዳጅ የሆነ የጋዜጣ አይነት ሲሆን እጅግ በጣም ረጅም ጊዜ የቆየም ነው ። የተለያዩ አርእስቶችንም ይይዛል ።

መሰረታዊ አገልግሎት የውሃ አቅርቦት በተቋረጠ ጊዜ እጅግ የሚያበሳጭ እጅግ የሚያስፈራ የሆነ የመሰረታዊ አገልግሎት ሲሆን በመጣ ጊዜ እጅግ አስደሳች ሲሆን ውሃን ሁሉም ስለሚወድ እጅግ ደስታን የሚያመጣ መሰረታዊ አገልግሎት ነው።

ስራ። የባንክ ስራ። የባንክ ስራ ገንዘብ መቁጠርና ወደ ባንክ ማስገባት ሊሆን ይችላል። ሰዎችም ሲጠይቁት ከባንክ ገንዘብ አውጥቶ መስጠት ሊሆን ይችላል። እጅግ አልፊ እና አሰልቺ የመሰለ ነገር ግን እጅግ ጠቃሚ የሆነ የስራ ዘርፍ ነው።

ስፖርት ፦ የእግር ኳስ ስፖርት ፦ የእግር ኳስ ስፖርት እጅግ አስደሳች ፣ የሚያዝናና እንዲሁም በብዙ ኢትዮጵያውያን የሚዘወተር የስፖርታዊ ጨዋታ ሲሆን እጅግ በጣም ከፍተኛ የሆነው ውድድርም ይታይበታል ።

መጽሐፍ መጽሄትና ጋዜጦች ነጋሪት ጋዜጣ ነጋሪት ጋዜጣ ላይ የተለያዩ አስደንጋጭ እንዲሁም ሊያሳስቡን የሚችሉ የተለያዩ መረጃዎችን የሀዘን የደስታ መግለጫዎችንም ልናይና ልናነብ እንችላለን።

ተፈጥሮና አካባቢ ውርጭ ውርጭ እጅግ በጣም አስቀያሚ የሆነ እና እጅግ በጣም የሚንቀዘቅዝ፤ እንዲሁም ለሰውነታችን ሊቋራርጥ የሚችል የአየር ሁኔታ ሲሆን በተለያዩ አካባቢዎች ላይ ይከሰታል።

ትምህርት ሂሳብ ሂሳብ እጅግ የተውሰበሰበ እና በጣም ድንቅ የሆነ ጥበቦች የሚታዩበት የትምህርት አይነት ሲሆን አብዛኛው ተማሪዎች የሚፈራ እንዲሁም የሚያስቸግራቸው የትምህርት አይነት ነው።

ሃይማኖት ቅዳሴ ቅዳሴ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚደረግ የአምልኮ ስርአት ሲሆን በቀሳውስት፣ በዲያቆናት እንዲሁም ምእመናን ይሳተፉበታል።

"የቤትና የቢሮ እቃዎች, ወንበር ፦ወንበር በአብዛኛው ቢሮና የቤት እቃ ቤት ውስጥ የሚገኙ እቃዎች ውስጥ አንዱ የሆነ እቃ ሲሆን እጅግ ምቹና ሊያስደስትና እረፍት ሊሰጥ የሚችል ቦታ ነወ ።"

ጥበብ እና ባህል ጠለፋ። ጠለፋ ኢትዮጵያ ውስጥ እንደ ባህል ተደርጎ ይወሰድ የነበረ እጅግ ጎጂ፣ አስፈሪ እንዲሁም በተበዳይ ዘንድ ብስጭትን እንዲሁም ኀዘንን የሚያመጣ የጐጂ ልማዳዊ ድርጊት ነበር።

ማሽኖች ። የልብስ ማጠቢያ ማሽን ፡ የልብስ ማጠቢያ ማሽን የተለያዩ የቆሸሹ ልብሶችን በአስደንጋጭ እና በፍጥነት በአስደናቂ ሁኔታ በፍጥነት የሚያጥብልን የማሽን አይነት ሲሆን የተለያዩ ቤቶች ላይ ልናገኘው እንችላለን ።

አትክልትና ፍራፍሬዎች ሙዝ ሙዝ ቢጫ የሆነና በውስጥም ነጭ ጣፋጭ የሆነ ፍሬ ያለው የፍራ ፍሬ አይነት ነው ::

መሰረተ ልማት የውሃ አቅርቦት አንድን ውሃ አካል በማጠራት በመንግስት አማካኝነት ለተለያዩ የማህበረሰብ ክፍሎች የሚሠራጭ የመሠረተ ልማት አይነት ነው።

ግብርና የዶሮ እርባታ የዶሮ እርባታ እጅግ አስጨናቂ እንዲሁም በተለያዩ ጽዳጆቹ ምክንያት እጅግ ጸያፍ ሊሆን የሚችል ግን እጅግ ትርፋማ እና አዋጪ ክቡር የሆነ የስራ የግብርና ዘርፍ ነው።

ህግ አስከባሪ ፖሊስ ፖሊስ ህግ ለጣሱ ሰዎች እጅግ የሚያስፈራ እንዲሁም ደግሞ ችግር ውስጥ ለገቡ ሰዎች ደግሞ አስደሳች የሆነ የህግ አስከባሪ አካል ሲሆን ግን ህግን የጣሱ ሰዎችን ወደ ህግ ያቀርባል።

ሙዚቃ፦ ዘመናዊ ሙዚቃ፦ ዘመናዊ ሙዚቃ ከኢትዮጵያ ዉጭ ባሉ የተለያዩ ሀገራት የተጀመረ እንዲሁም እጂግ ተወዳጅ የሆነ እና የተለየ ስልተ ምት ያለው የሙዚቃ አይነት ነው።

ስነ ህንጻና ግንባታ፦ የአክሱም ሃዉልት የአክሱም ሀውልት በኢትዮጵያ ጥንት ከነበሩ እና እጅግ ማራኪ የስነህንፃ ጥበቦች ከታዩባቸው ግንባታዎች ውስጥ አንዱ ነው።